ዜና ለሰው ልጆች መረጃን የምናስተላልፍበት ወይም ደግሞ አዳዲስ ክስተቶችን የምናሳይበት መንገድ ነው ።ከነዚህም የዜና ጣቢያዎች አንዱ ፋና ዜና መመልከት እንችላለን። የተለያዩ መረጃዎችን ለህዝቡ በማድረስ ይታወቃል።